ከመዋቢያዎች ወይም ከውበት መጠበቂያዎች መካከል አጥብቄ የምጠላውና የምጸየፈው ነገር ቢኖር በጣም የሚያስጠላኝ ኢቨረስት የሚባል አለ። የጸጉር ማጥቆሪያ ነው። ጸጉር ይሰባብራል ምናምን ለጸጉር ብዙ ምቾት ስለሌለው በቃ እሱን ሳየው እራሱ ያመኛል።

ከግብርና ስራዎች እኔ በጣም ደስ ከሚለኝ እና ሳላደንቅ ከማላልፈው መካከል በመስኖ ተጠቅመው የተለያዩ ምርቶችን የሚያመሩ ገበሬዎችን አደንቃለሁ ለምሳሌ ጤፍ ሽንኩርት ፣ ድንች እና ምናምን እንደነዚህ አይነት እንደሚያመርቱ እና ገበሬዎችን አደንቃለሁ።

ማስታወሻዎችን በማይበት ጊዜ ደስ ይለኛል፤ ማለት በአብዛኛው ማህበረሰቡ በእጁ ስልክ የለም። እናም ከመረጃ የራቀ ስለሆነ፤ እነዚህ ማስታወቂያዎች በማንበብ ስለ አገሪቱ እና ስለ አንዳንድ ሥራዎች ያለውን ነገር እንዲያውቅ ይረዳዋል እና ማስታወቂያዎች ፈላጊ ናቸው ብዬ ያምናለሁ።

የህግ አስከባሪዎች በጣም ከማደንቃቸው እና ከምወዳቸው ውስጥ ትራፊኮች በጠራራ ፀሐይ አስፋልት ላይ ቆመው ለህዝቡ ደህንነት ሲሉ ምንም ፀሐይ ሳይበግራቸው በቃ ውሏቸውን ቀጥ ብለው ይሰራሉና እነሱን ሳይ በጣም ኩራት ይሰማኛል።

ጉዞ ቱሪዝም እና ስደት በምናይበት ጊዜ እኔ በጣም የሚያሳዝነኝ እና አንጀቴን የሚበላው ነገር ያልፈልናል ብለው የተለያዩ ሀገር ለስደት ለስራ ብለው በባህር ላይ ጀልባ ተገልብጦ ሲሞቱ፣ በሽፍቶች ሲገደሉ፣ በረሃ ላይ ሲዘረጉ ሳይበቃ ምን ያህል ሀገራችን ድሃ እንደሆነች እረዳለሁ።

ቡና ቤቶችን ከሱስነት ወይም ከማነቃቃት ባለፈ ለገቢ ምንጭነት እንጠቀማለን። እንደዚህ ቡና ቤት ሠርተው ዳቦ ቤት ሻይ ቤት ሰርተው የሚያድሩት ወንድሞችን ሳይ በቃ ደስ ይለኛል። ማለት ያላቸውን የስራ ተነሳሽነት የስራ ፍቅር አደንቃለሁ።

ግብርና አስፈላጊ እና ዋነኛ መሰረታዊ ከሚባሉ ነገሮች አንዱ ሲሆን ለምሳሌ በግብርና በቆሎ ይመረታል እና ሀገራችን አመት እስከ አመት እሸት እንድታይና ማኅበረሰቡም እሸት እንዲበላ የሚያደርግ ግብርና በመሆኑ በጣም አሪፍ ነው ።

ከሱፐር ማርኬት ምርቶች ለምሳሌ የለውዝ በጣም ይመቸኛል። አሪፍ ነውና ለሰውነት ተስማሚ ነው። ምክንያቱም በዳቦም ብቻውንም እኔ እንበላዋለን እና የፕሮቲን መጠኑ ከፍተኛ በመሆኑ ለሰውነታችን አስፈላጊ ንጥረ ነገሮች በመያዙ ጠቃሚ ነገር ነው።

ማስታወቂያዎች አብዛኛውን ጊዜ ለስራ ቅጥር ይወጣሉ ግን የሚያሳዝነው እኛ ኢትዮጵያውያን እንደዚህ አይነት ነገሮችን ማንበብ አንወድም እና ባለማንበባችን ደግሞ ማግኘት የነበረብን ነገር ሳናገኝ ስንቀር በጣም ያሳዝናል።

ጌጣጌጥ ብለን ከምናስባቸው መካከል በጣም የሚያስደንቁኝና የሚያስገርሙኝ ገጠር ላይ በባህላዊ መንገድ ከጭቃ እየሰሩ ቡፌ የሚመስሉ መስኮት ጋር የሚሰሩዋቸው ነገሮች አሉ። እነዛን በቀላሉ በመስራት እቃዎችን እንደፈለጉ ያስቀምጣሉና እነዛን ሳይ በቃ ምን ያክል ሰው ጥበበኛ እንደሆነ አምናለሁ።

አትክልትና ፍራፍሬዎች እንደ ፓፓያ የሚመቸኝ የለም። በጣም በቃ ለሰውነት ተስማሚና ጣፋጭ ከሆኑ የፍራፍሬ አይነቶች ውስጥ ፓፓያ ለኔ በጣም ምትክ የሌለው፤ ተወዳዳሪ የሌለው የፍራፍሬ አይነት ነው።

መጽሐፍና ጋዜጣዎችን በምናይበት ጊዜ የሰው ልጅ ምግብ እንደሚያስፈልገው ሁሉ ለአእምሮ እውቀትን ያስፈልጋልና ማንበብ አለበት። እና የሚያነብን ሰው እኔ በጣም አጥብቄ እወዳለሁ እና እውቀት እስከዚህ ነው ሊባል ስለማይችል ማለት ነው።

ጥበብ እና ባህል ስናይ አማራ ክልል የጎንደር ማህበረሰብ ጋር ብትሄዱ በቃ በግድ ገልግሎ ካልበላህ ላንተ ብሎ ብዙ ነገር ሲሆንልህ ከዚህ ማህበረሰብ እንኳንም ተፈጠርሁ እላለሁ። እንዲህ አይነት ማህበረሰብን እጅግ አድርጌ እወዳለሁ።

ከውበት መጠበቂያዎች መካከል ለምሳሌ ነው ሻምፖን መውሰድ እንችላለን ሻፖን ጸጉርራችንን እንዲጠቁርና እንዲፈረዝስ ከማረጉን በተጨማሪ ከሰዎች ጋር ስንቀርብ የተለያዩ ሽታ እንዲኖረው አሪፍ ሽታ እንዲኖረው ያደርጋል በጣም አሪፍ ነው።

በስነ ህንፃዎችና ግንባታዎች በምናይበት ብዙ ሰማይ ጥቅሶች እናያለን። ከሰለሳና ከሃያ በላይ ከፍታ ድርድር ያላቸው ወደላይ መኖራቸው ለከተማው ከውበት ባሻገር ህብረተሰቡ በሰላምና በአንዲት ትንሽ ቦታ ብዙ ማሕበረሰብ እንዲኖር በማድረጉ በቃ የሠሩትን ሰዎች ሳላደንቅ አላልፍም።

ፖለቲካ ፓርቲዎች ለምሳሌ ብልጽግና እንውሰድ አብንንም ፣ እናት ፓርቲን እና ብዙ አይነት ፓርቲዎች አሉ። እነዚህ ፓርቲዎች ለአንዲት ሀገር አስፈላጊ ናቸው ተብሎ ይታመናል።

ንግድና ግብይቱን በምናይበት ጊዜለምሳሌ እንቁላሎች የተለያዩ ሰዎች ናቸው የሚያስተዳድሩ ሰዎች አሉ፤ እኔ በጣም አዝናለሁ እናደንቃለን ማለት እንዴት ከአንድ እንቁላል? 5 ሳንቲም 28 ሳንቲም 1 ብር አትርፎ ኑሮን እየገፉ ይችላሉ እናም ይመሰክራል እነሱን አደንቃቸዋለሁ።

አርማ ለ አንዲት ሀገር ውይም ድርጅት በጣም አስፈላጊ ነው ምክንያቱም አሁን ለ ምሳሌ የ ትምህርት ሚንስቴር ውይም ደግሞ የ አዲስ አበባ ዩኒቨርሲቲ አርማ ከ ሌሎች መለየቱ ለ ሰው ትልቅ ክብር አለው እና ከአጭበርባሪዎች ስለሚያድን እደዚ የተለያዩ አርማዎችን በጣም አስፈላጊ ነው።

ከቢት ና መኖሪያ ቤቶች መካክለ አፓርታም በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ከፍተኛ ብር ቢሆንም ለመኖር ግን ብዙ መናፈሻ ቤቶች አሉት። የመኪና ማቆሚያ አለው። የተለያዩ ፓርኮች መዝናኛ ቦታዎች ስላሉትኝ አሪፍ ነው።

መፅሔት እና ጋዜጦች ። ለምሳሌ ጋዜጦች እኔ በጣም የምወድበት ምክንያት ከመረጃነት ባሻገር እንደመዝናኛነትም እጠቀምባቸዋለሁ ። የተለያዩ ቀልድ እና ተግባር አዘሎችን በማንበብ ቡና ቤትም ሻይ ቤትም ተቀምጠን በቀላሉ ስለምናገኛቸው በጣም በጣም አስፈላጊ ናቸው ብዬ አስባለሁ ።

ተፈጥሮ እና አካባቢን በምናይበት ጊዜ ለምሳሌ አፋርን የአፋርን እሳተ-ገሞራ ከሌሎች እሳተ-ገሞራወች ከአለማችን ካሉት ይለያል።

የጫማ አይነቶች ብዙ ሲሆኑ ለምሳሌ ከነጠላ ጫማ አይነቶች ዉስጥ ሪስፓኮ የሚባለው ለእግር ምቾት እና ልስላሴ አንደኛ ነው። ካሉት የነጠላ ጫማዎች ይመረጣል።

በቤት እቃዎች መካከል ኩርሲ ሚባሉ ወንበሮች አሉ ። በጣም ዝቅተኛ ዝቅ ብለን ለመቀመጥ ምንጠቀምባቸው የዛኔ ሳይ በጣም ያስጠሉኛል ምክንያቱም የሆነ እንደልባችን እንድንቀመጥ አያደርጉንም ።በጣም ዝቅ ባልነን ቁጥር ደግሞ ሰውነታችን እንዲታዘዝልን አይሆንልንም ።

ማህበረ ሰብ እና ቤተሰብን በምንወስድበት ጊዜ ለምሳሌ የጉራጌ ማህበረሰብን ብንወስድ በኢትዮጵያ ያሉ ማህበረሰቦች በተለየ መልኩ የስራ ፍቅር ያለው እና ከፍተኛ የስራ ተነሳሽነት ያለው ማህበረሰብ በመሆኑ በቃ እሱን ሳላደንቅ ባልፍ እንኳ አእምሮዬ ይወቅሰኛል።

ማስጌጥ ማለት ዉበት መጨመር ሲሆን ለምሳሌ አንድ ቤት ከተሰራ በኋላ ጣዉላ ምናምን ያደርጋሉ እና ያኔ አላስፈላጊ ነዉ የሚሆነዉ። እንደጣዉላ ዙሪያዉን ይከትራሉ እና ያ ለእኔ ስሜት አይሰጥም።

ለምሳሌ የኢትዮጵያን ባንዲራ መውሰድ እንችላለን የኢትዮጵያ ባንዲራ በጣም ውበቱን የጠበቀ እና የብሔር ብሔረሰቦችን የሚወክል አርማ ያለ ሲሆን ግን በአሁኑ ደረጃ ላይ በቃ ስለ ባንዲራ ያለን ክብር ምናምን እየቀናነሰ ምናምን ህብረተሰቡ ያን ያክል ቦታ አይሰጠውም ይህ ደግሞ በጣም የህብረተሰቡን ዝቅተኛ አመለካከት ያሳያል ።

ከሱፐር ማርኬት ምርቶች ከምንላቸዉ ለምሳሌ ሽቶን መዉሰድ እንችላለን። ሽቶ የሰዉነታችንን ጠረን እንዳይበላሽ እና አሪፍ ሽታ እንዲኖረን ያደርጋል። እና አሪፍ በሸተትን ቁጥር አሪፍ አሪፍ ጥሩ እይታ ይኖረናል።

ከጌጣጌጥ ከምንጠቀምባቸው መካከል እንግዲህ ወርቅን መውሰድ እንችላለን። እንግዲህ ወርቅ የትለያዩ ሀብል እና ብራሲሌት ከእጅም ከእግርም የሚታሰሩ ወርቆችም እንጠቀማለን። እና አብዛኛውን ጊዜ ለደስታችን መገለጫ አድርገን እንጠቀምበታለን።

ንግድና ግብይትን በምናይበት ጊዜ ለምሳሌ አንድ ነጋዴ ቢኖር ያነጋዴ ከማድንቅባቸው ነገሮች አንዱ በቃ ድፍረቱን ነው። በቃል ወደ ፊት በዚህ ገዝቼ በዚህ አትርፌ እሸቱ አለው ብሎ በራሱ ኮንፊደንስ ለማህበረሰቡ በማቅረቡ ማበረሰቡም ተጠቃሚ እሱም ተጠቃሚ የሚሆኑበትን ሃሳብ ሳ

በተለያዩ የጨረታ ቦታዎች ለምሳሌ ማስትዎቂያዎች ይወጣሉ። እና እነዚህ ማስታወቂያዎች በየቦታው መለጠፋቸውን እና ሰው እንዲያያቸው መደረጋችው ብዙ ሰው እንዲጫረተው እና ያን ነገር በከፍተኛ ብር እንዲሸጥ ይጠቅማል።

ከትምህርት በላይ ምንም ለሰው ልጅ ደስት የሚፈጥር ነገር የለም ማለት ሰው ካልተማረ ብዙ ነገር አያቅም እና

ከፅፈት መሳሪያዎች መካከል ለምሳሌ የተለያዩ ድግሪዎችን አርባ አምስት ሰላሳ ዘጠና እና ስልሳ የሚሉ ድግሪዎችን ለመስራት የምንጠቀምባቸው አሉ እና እነዛ ማስመሪያዎች በዚህ አይነት መልኩ መሰራታቸው በጣም አሪፍ ነው ብዬ አስባለሁ ምክንያቱም በቀላሉ ድግሪዎችን እንድናውቅ አድርገውናልና ።

መዝናኛና መናፈሻዎች ለምሳሌ ጎርጎራን መውሰድ እንችላለን ፤ ጎርጎራ መናፈሻ በምንሄድበት ጊዜ የተለያዩ የሚበሉ እና የሚጠጡ ነገሮች አሉ ፤ በዛ ውስጥ ተቀምጠን ሌላ ክፉ ነገር እንዳናስብ እና ውስጣችን ሰላም እንዲሆን፥ የተረጋጋ ህይወት እንዲኖረን ለተወሰነ ደቂቃም ቢሆን ሰላማችንን ይመልስልናል እና በጣም በጣም አሪፍ ነው።

ከመዝናኛና መናፈሻ ውስጥ ለምሳሌ ባህርዳር የምትገኘው ጣይቱ ከጣና ዳር የምትገኘ ስትሆን በቃ በደንብ እየተዝናናን ፣ ባህሩን እያየን ፣ በጀልባ እየተዝናናን ፣ የተለያዩ ደሴቶችን እየተመለከትን መጎብኘት ነው ። ከዚህ በላይ ደስታ አለ ብዬ እኔ አላምንም ።

ከባንዲራ እና መለያዎች መካከል ማድረግ ብፈልግ ለምሳሌ የሀገራችንን ኢትዮጵያን መውሰድ እንችላለን። የሀገራችን ኢትዮጵያ ከአለም ሀገራት ካሉት የሚለይበት የራሱ የሆነ በቀስተደመና እግዚአብሄር በሰጠው ቀለማት ምሳሌ የተሰራ መሆኑ ነውና ትልቅ የቃል ኪዳን ምልክት መሆኑ በጣም ያስደንቀኛል።

ከመጓጓዣና ተሽከርካሪዎች መካከል ለምሳሌ አየር በጣም ነው የምወደው ማለት ያው ሂጂበት ባላውቅም ግን እደነቃለሁ:: በሰማይ ላይ ሰው እንደዚያ ይዞ ሲሄድ በፍጥነት በአምሳና በአንድ እሳት ውስጥ አዲስ አበባ ሲያደርስ ይገርማል ::

ታዋቂ መሪዎች ወይም አባቶች ከሆኑት መካከል ለምሳሌ የጎንደር ሀገረ ስብከት ከተማ ከሚገኙ መርጌቶች መካከል መርጌታ እዝራን መውሰድ እንችላለን በጣም እኔ ለእነሱ ቃላት ያጥረኛል ብዙ ትውልድ ቀርፀዋል እና በጣም ሳላደንቃቸው አላልፍም ።

ከአትክልትና ፍራፍሬዎች ለምሳሌ ቲማቲምን መውሰድ እንችላለን። ቲማቲም በጣም አሪፍ ነው ምክንያቱም ጎረድ ጎረድ አድርገን በቀላሉ ልንበላው እንችላለን። በእሳት አስነክተን በስልስም ከፈለግን ቅመሞች ጋር በመቀመም እንጠቀመዋለን። በጣም በጣም ለ ሰውነታችን ጠቃሚ እና ተስማሚ ነው።

ስደት ለሰው ልጅ አላስፈላጊ ከሆኑ እና የሰውን ልጆች ከሚፈትኑ ነገሮች አንዱ ሲሆን አሁን ለምሳሌ የኢትዮጵያ ማኅበረሰብ በሊቢያ በረሀ ስንት ወጣቶች እናቶቻችን ወንድሞቻችን አልቀዋል እና ይህም የሆነበት ምክንያት የሀገሪቱ የኢኮኖሚ ዝቅተኛ መሆን ነው እና ይህን ኢኮኖሚ በማየቴ እኔ በጣም አዝናለሁ ።

ከሃይማኖት ውስጥ በጣም እኔ የሚያሳዝኑኝ እና እንድጠላ የሚያደርጉ እነዚህ በአድ አምልኮ የሚያመልኩ ወይም በጣኦት የሚያመልኩ ሰዎች ናቸው ። ምንም ፈጣሪያቸውን ሳያውቁ ስለአንድ ሀውልት እና ስለአንድ ድንጋይ ወይም እንጨት በመቅረፅ ያመልካሉና አዝናለሁ በቃ በነሱ ቦታ ባለመሆን ፈጣሪን

ማህበረሰብ እና ቤተሰብን በምናይበት ጊዜ ለምሳሌ፡- የአርጎባ ማህበረሰብ በጣም ደስ ይለኛል የራሳቸውን ያለባበስ ስታይል ፣የአመጋገብ ፣የአኗኗር ዘይቤ አላቸው። በጣም ደስ ይላሉ። ጠንካራ የስራ ባህል አላቸው ፤እና አደንቃቸዋለሁ።

ማስታወቂያዎች ጊዜ ለቤት ሽያጭ እንዲሁም የተለያዩ እቃዎችን ለመሸጥ ሰዎች ያወጣቸዋል። እና ይህም የሆነበት ሰዎች ከ ሶሻል ሚዲያ ባሻገር በዚህ በማውጣት ተደራሽነትን ለማስፋፋት ሲሉ ነው። እና በጣም አስፈላጊ ነው ብዬ አምናለሁ።

ከምግብ አይነቶች እኔም በጣም ከደስተኛ ከሚያረጉኝና ከመፈለጋቸው የምግብ ዓይነቶች በእያይነትን መውሰድ እንችላለን:: በአንድ እንጀራ የተለያዩ ከአምስት እና ከስድስት በላይ የወጥ ዓይነቶችን በመጠቀም በቀላሉ ፕሮቲን ካርቦ ሃይድሬትና እጽዋቶችን የምናገኝበትን ዕድል ስለሚያመቻቹልን ማለት ነው ::

እፅዋት ብዙ አይነት ሲሆን ዳማካሴ የሚባል እፅዋት አለ። በጣም አስገራሚ የሆነ የእፅዋት ማለት ነው ። ስናየው በጣም ትንሽ ሊመስለን ይችላል። ነገር ግን ብዙ በሽታዎችን በመፈወስ ና የቅጠሉ ሽታ አሪፍ በመሆኑ ለብዙ ነገሮች እንጠቀምበታለን። እና ዳማካሴ በጣም በጣም አስፈላጊ ከሆኑ ለሰው ልጆች አንዱ ስለሆነ ማድነቅ እንፈልጋለን ።

ማስታወቂያዎች በጣም ጠቃሚ ናቸው ብዬ ነው እኔ የማምነው ምክንያቱም ማስታወቂያዎችን በማንበብ አንድ ሰው ሙሉ መረጃ ስለ ቅጥር ሆነህ ስለሚሸጥ ነገር እዛጋ ቦታው ድረስ ሄዶ ማስታወቂያዎችን ማንበብ አለበት እና በጣም አስፈላጊ ነው።

ከስፖርት ውስጥ ለምሳሌ እግር ኳስን ብንወስድ ደስታን ይፈጥራል ።ለምሳሌ የአርሰናል ኳስን እንወስዳለን።

የቦት ጫማ አለ ክረምት ጋ ገበሬዎች የሚለብሱት በብዛት እና ያን ሳይ ያፀይፈኛል ይሸታል ምናምን ሲቀጥል ከክረምት ውጭ ብዙም አይለበስም እና የሆነ ድምፅም አለው በሚሔዱበት ግዜ እና በአይመረት የምልበት አጋጣሚ ሁሉ አለ።

ፀጉር ለሰው ልጅ አስፈላጊ እና መሰረታዊ ከሆኑ ነገሮች ዉስጥ አንዱ ሲሆን ያለፀጉር የሰውን ልጅ ብናየው በጣም ነው የሚያሳዝነው:: ማለት የሆነ ፊቱ እና እራሱ አንድ አይነት ሊሆን ስለሚችል ዉበቱን ያጣል እና በቃ ፀጉር እንደ ዋነኛ የሰው ልጅ አካላት ነው የሚቆጠረው::

ከማሽኖች መካከል በጣም የሚያስደንቀኝ እና ከማደንቃቸው ማሽኖች አንዱ የድንጋይ መፍጫ ማሽን ነው በቃ ድንጋዮችን ከአሽዋም አሳንሶ እስከ ሲሚንቶ አድርሶ የድንጋይን ያክል ሰብሮ በዛ መልክ ማቅረቡ በጣም በጣም አሜይዚንግ የሆነ ነገር ነው ለእኔ ።

ተፈጥሮና አካባቢዋን በምናይበት ጊዜ ለምሳሌ በትግራይ ክልል የሚገኝ ደብረዳሞ የሚባል ገዳም ወይም ቤተ ክርስቲያን አለና እዛ ገዳም ከላይ ለመውጣት ሰዎች በገመድ እየወጡ ምናምን ሳይ በቃ እገረማለሁ ሰው በቃ ለነፍሱ ከዚህም ድረስ ነው የሚከፍለው ዋጋ ብዬ በማሰብ ማለት ነው ።

ግብርናና ግብርና ተኮርን ስራዎችን ሰናይ ለምሳሌ በደቡብ ጎንደር ክፍል የምትገኝ ፎገራ ወረዳን ብናይ በቃ ከሷ የማይመረት የእህል አይነት የለም። ሩዝ ክረምት አለ፥ በጋ ላይ መስኖ ምናምን አለ እንደዛ አይነት ገበሬ ኢትዮጵያ ውስጥ ቢኖር ምን ያክል ሀገራችን ታርጋለች ብዬ ሳስብ ይገርመኛል ፤ ለእነሱ ምስጋናዬ ከፍ ያለ ነው።

ሀይማኖት ለምሳሌ እስልምና፣ ክርስትና፣ ፕሮቴስታን፣ ካቶሊክ ምናምን እያለ ብዙ በሺ የሚቆጠሩ የሀይማኖት አይነቶች አሉ። እና ከሚያስደንቁኝ ነገሮች ቢኖሩ እነዚህ የተለያየ ሀይማኖት በቃ ተከባብረዉ በአለም ላይ የተለያየ እምነት እያመለኩ በምድር ላይ መንራቸዉ በጣም ያስደንቀኛል።

ከሃይማኖት ውስጥ ለምሳሌ አሻንጉሊት የሚመስል ሰው ምናምን ሰርተው ጣኦት የሚያመልኩ ሰዎችን ሳይ እደነቃለሁ ማለት የማይናገር፣ ከማያስብ፣ ከማያወራ ሰው ጋር እንዴት ተግባብቶ ጸሎት ማድረስ ይቻላል ምናምን ብዬ በውስጤ ሳስብ ምን ያክል እንደሚያምኑት ግራ ይገባኛል።

ስነ-ሕንፃዎች ግንባታዎች መካከል ለምሳሌ የሶፍ-ዑመር ዋሻ መውሰድ እንችላለን የሶፍ-ዑመር ዋሻ ልክ እንደ ፋሲለደስ እና እንደ አክሱም የእራሱ የሆነ መለያ ባህሪ ያለው ሲሆን በቃ በድሮ ጊዜ እንደዚ አይነት ጠበብቶች ባሉባት ኢትዮጵያ የአሁን ግዜ ትውልዶች ምን ሰራን ብየ እራሴን ስጠይቅ ትልቅ ጥያቄ ይፈጥርብኛ እና አሪፍ ነው።

ከመጠጦች ውስጥ ለእኔ ስሜት የሚሰጠኝ በጣም ደስታን የሚፈጥርልኝ የወይን መጠጥ ነው ። የወይን መጠጥ ከጣሙ ብቻ ባሻገር በሰውነታችን ውስጥ ብዙ ፕሮቲኖችን ያመነጫልና እና ከአረቄ እና ከጠላ ባሻገር የወይን መጠጥ በጣም አሪፍ ነው ለሰውነታችን ።

ከቤት ዕቃዎች መካከል አልጋን መውሰድ እንችላለን ።አልጋ የሰው ልጅ ከድካሙ የሚያርፍበት ሰው ሲሰራ ውሎ እረፍት ያስፈልገዋል እና አልጋ በመኖሩ የሰው ልጅ ደስተኛ ህይወት እንዲኖረው እና እንዲቀጥል ከሚያደርጉ ነገሮች አልጋ ሲሆን በጣም በጣም አስፈላጊ ነው።

ከመፅሀፍት መካከል ለምሳሌ እኔ አላደንቅም ብል እራሱ ታሪክ የሚሰድበኝ "ፍቅር እስከ መቃብር" የሚለዉ መፅሀፍ አይደለም በኢትዮጵያ በዉጭ ተተርጉሞ የሚነበብ መፅሀፍ ነዉ። እና ስለ ህይወት ምንነት እና ስለ አለም ታሪክ ብዙ ያስተምራል እና በጣም አደንቃለሁ።

ከምጓጓዣ እና ተሽከርካሪ መካከል ለምሳሌ ባጃጅ በጣም ደስ ይለኛል። ማለት ልክ እንደ ተሳቢ ሁሉ ብዙ እቃ መያዝ ባይችልም በቀላሉ ከትንሽ ርቀት ካላት ቦታ በፍጥነት እንድንደርስ ይረዳናል። እና በዛ ላይ ደግሞ ዋጋውም ቀለል በማለቱ ምክኛት ባጃጅ በጣም ይመቻል።

ከሙዚቃ እና ከሙዚቃ መሳሪያዎች መካከል ለእኔ አንደኛ ብዬ የማስበው ዋሽንት ነው። ዋሽንት ብዙ ትዝታዎችን ይቀሰቅሳል። ዋሽንት መጫወት ከቻልን ብዙ ዓይነት ዜማዎችን በምንፈጥርበት ጊዜ መልካም ምድሩ፣ የሀገሪቱን ጉዳይ ምናምን አንዳንድ ነገሮችን እናስታውሳለን እና ዋሽንት በጣም አሪፍ ነው ።

ከጌጣጌጥ ወይም ውበትን ከሚጨምሩ ነገሮች መካከል ካራባት በጣም ይመቸኛል ማለት ሱፍ ለብሰን ምናምን ወይም የሆነ ሸሚዝ ለብሰን ያለ ካራባት ያስጠላል እና እንደዚህ ካራባት በሱፍ ምናምን የሚለበሱ ሰዎችን ሳይ ግርማ ሞገሳቸው በቃ አለ አይድል የመወደድ ምናምን ነገር አላቸው እና በጣም ደስ ይሉኝ።

ኤሌትሮኒክስን ሳስብ በአእምሮየ ውስጥ ሚመጣው ምንድን ነው የቻይና ምርት ነው ። የቻይና ምርት ለሀገራችን በጣም ትልቅ ሳይድ ኢፌክት እየፈጠረ ነው እና ምንም ለምሳሌ የሆነ ቻርጀር ገዝተን ብዙም አይቆይም እና በዚህ አጋጣሚ የቻይና ምርት ወደ ኢትዮጵያ ባይገባ እስከምልበት መንገድ ያስኬደኛል ።

የሆነ ሰዓት ክርስቶስ ሰምራ ሄጄ ነበረና ጉብኝት ምናምን እዛ ያየሁት ተአምር ምንድን ነው በቃ አንድ ሰው በጣና ላይ በባህሩ ላይ ሲሄድ ሳይ እንደዚህ አይነት አሜዚንግ የሆነ ነገር አይቼ ስለማላውቅ ከተደነቅኩባቸው ነገሮች መካከል ይሄ በጣም ለኔ በጣም በጣም አንደኛ የነበረው ነው።

ጉዞ፥ ቱሪዝምና ስደትን በምናይበት ጊዜ ፤ ስደት በሚሄዱበት ጊዜ አሁን የኢትዮጵያ ህዝብ አብዛኛው ወደ ዉጪ ይሄዳል እና ሰሃራ በረሃ እና በተለያዩ በረሀዎች ቀልጠው ይቀራሉና በጣም ያሳዝናሉ። ማለት የሀገሪቱ ኢኮኖሚ ምናምን ባለመመቻቸቱ ምክንያት የሰው ልጆች ህይወት እንደዚህ በቀላሉ ሲጠፋ በጣም የሚያሳዝን ጉዳይ መሆኑን እረዳለሁ።

ከማህበረሰብ እና ቤተሰብ በጣም የሚገርመኝ እና የሚያስደንቀኝ ነገር ቢኖር በክልል ስድስት የሚኖሩ ማህበረሰቦች በቃ አንድ ወንድ እስከ ዘጠኝ ያሉ ሴቶችን መግባት የሚችለው ደግሞ የሚያገባውም ከዛው ከጎረቤቶች ያሉትን እና ሚስቱ ደግሞ ያንን በሚያደርግበት ጊዜ ምንም አለማለቷ ማለት ምን አይነት አመለካከት እንዳላቸው ይገረመኛል ።

አብዛኛውን ጊዜ እንደ ፋሽን የሚመጡ ያለባበስ እስታይሎች አሉ እና እኔ የምጠላበት መንገዶች አሉ ።ለምሳሌ አሁን የሆነ ሰዓት ወንዶች ሱሪያቸውን በመቅደድ እንደ ፋሽን ይቆጥሩ ነበር እና ደግሞ የውጮች ጫና ነው ።ሆም ብለው እኛን ወደ እነሱ ለመሳብ እንጂ እንደ ሃገር ያስፈልጋል ብዬ አላምንም።

ከሙዚቃ እና ሙዚቃ መሣሪያዎች መካከል እኔ ብጫወት ብየ እማስበው ወይም ለእኔ ደስታን የሚሰጠኝ እና ከፍተኛ መነሳሳትየሚፈጥርልኝ የፒያኖ ጨዋታ በጣም ውስጤ ነው ፒያኖ ጨዋታ ይመቸኛል ማለት የተወሰነም እሞክር ነበር እና በጣም በጣም ኢንተርስቲንግ የሆነ ነው።

ከቤት እቃዎች መካከል እኔ ለምሳሌ የጎማ መጠጫ እጠላለሁ ማለት በጎማ ሻይም ይሁን ውሃም ይሁን መጠጣት በጣም ያስጠለኛል ምክንያቱም የሆነ ሽታ ይኖረዋል እና በጎማ የሰው ልጅ ባይጠጣ ብዬ እስከምመክርበት አጋጣሚ የሚያስከደኝ ነገር ነው ።

ከሱፐር ማርኬት ምርቶች ከጥቅማቸው ጉዳታቸው ይበልጣል አብዛኛው እና ማህበረሰቡ ሲጎዳ ሳይ በጣም ያሳዝነኛል ምክንያቱም አብዛኛው ማህብረሰብ ያልተማረ በመሆኑ ኤክስ ያረገበትን ዓመተ ምህረቱን እና ቀኑን ባለማወቅ ዝም ብሎ የታሸገ በመሆኑን ብቻ በመግዛት ለተለያዩ ችግሮች ሲጋለጥ በማየት ያሳዝነኛል።

ከልዩ ልዩ መሳሪያዎች መካከል ለምሳሌ መርፌ መውሰድ እንችላለን መርፌናን ስናያት ትንሽ ልትመስለን ትችላለች ግን የማይከረው ምንድነው ከምናደንቅባቸው መንገዶች አንዷ በሷ አቅም ከሚሰሩ ልብስ እንድንለብስ ።

ስነ ህንጻ ወይም ግንባታ በምናይበት ጊዜ ለምሳሌ ፋሲለደስን ማየት እንችላለን ፋሲለደስ በጣም አሪፍና ውብ ከሆኑ ከኢትዮጵያ ሚገኙ እንደ ቅርስ ከምናያቸው አንዱ ሲሆን በቃ ሄዶ ለጉበኘው ደግሞ ቦታውን በደንብ ለአየሁ ምን ያክል ደስታ እንደሚፈጠር ያየ ነው የሚያውቀው ::

ከማስጌጫ መንገዶች መካከል ለምሳሌ ቤት ከሰራን በኋላ ኮርኒስ እናደርጋለን እና ያ ኮርኒስ ለቤቱ በጣም ትልቅ ውበት ነው የሚሰጠው ማለት ኮርኒስ ያለው ቤትና የሌለው በጣም ለ እይታ ትልቅ ልዩነት የሚፈጥር ነው። ቤት ስንሰራ ኮርኒስ ብንጠቀም በጣም በጣም አሪፍ ነው ብዬ አስባለሁ።

ከኤሌትሮኒክስ እቃዎች መካከል ላፕቶፕ በጣም ይመቸኛል እነዚህ ሞኒታሮች ስፒከሮችም አሪፍ ናቸው ። በቀላሉ ድምፅን አጉልተው ለሌላው ሰው በደንብ ለማሰማት ይጠቅማሉ እና እንደዚህ አይነት ኤሌትሮኒክስ እቃዎች የሚሰሩ ፈረንጆችም ኢትዮጵያውያኖችም በዚህው አጋጣሚ ማድነቅ እፈልጋለሁ ።

ከምግብ አይነቶች ለምሳሌ ኬክን መውሰድ እንችላለን ኬክ ጣፋጭና ከተለያዩ ቅመሞች ተቀምሞ እንዲጣፍጥ ተደርጎ ይሰራልናል :: በቃ ተተኪና ወደር የሌለው ከሚባሉ ጣፋጭ ምግቦች ውስጥ አንዱ ኬክ ነው ::

ፋሽን ለምሳሌ ሰዎች አጭር ቁምጣ የሚመስል ጉርድን በተለያዩ የጫማ አይነቶች ይለብሳሉ እና ይህ ማለት ደግሞ ከዘመኑ ጋር አብሮ ለመዘመንና ከዘመኑ ጋር ለመሄድ ይረዳል እና በቃ አሪፍ ነው ። ህዝቡ እንዲነቃቃ እና የተሻለ ህይወት እንዲኖረው ይረዳል ።

ማስታወቂያ ለአንዲት ሀገር በጣም አስፈላጊ እና አንገብጋቢ ከሆኑ ነገሮች አንዱ ነው ሲሆን ፤ ያለ ማስታወቂያ ኅብረተሰቡ ምንም ዓይነት መረጃ ሊያገኝ ስለማይችል እንደ አንኳር ነገር ሊታይ ይገባዋል ። እና ልክ እንደ ሶሻል ሚዲያዎች ሁሉ ማስታወቂያ በጣም በጣም በጣም በጣም አስፈላጊ ነገር ከሆኑት ውስጥ አንዱ ነው።

ከጥበብ እና ባህል ውስጥ ለምሳሌ የጎንደር ሴቶች የሚለብሱትን ቀሚስ ሳይ በጣም ደስ ይለኛል ማለት የው ወንድ ሁኜ እኔ ባለብሰውም ግን ብለብሰውስ ከማለቴ የሚያጓጓኝ ብዙ ዲዛይነር ያሉበት ጥልፎች ነው ያለው እና በቃ ጥበብን ከማደንቅባቸው መንገዶች የጎንደር የሴቶች ጥልፍ ነው ።

ባህላዊ ህክምናዎች መካከል ለምሳሌ ኪንታሮትን በእሳት በመተኮስ በተለያዩ በመቀመም በማጠጣት ይፈወሳሉ እነዚህ ከዶክተር በላይ የሆኑ ማህበረሰቦችን ማድነቅ እፈልጋለሁ ።

ተፈጥሮና አካባቢዎን በምናይበት ጊዜ፦ ለምሳሌ የጣና ሐይቅንና አባይን ማየት እንችላለን ። እና ጣና ሀይቅና አባይ በአንድ ላይ ሲሄዱ ውሃው በተለያየ መልክ ሰርቶ ይሄዳልና ይህም በጣም አስደናቂ ከሆኑት ነገሮች አንዱ ነው ።

ከህግ አሰከባሪዎች በቃ በጣም ከሚያስደንቁኝ መካከል እነዚህ ሚሊሾች ናቸው። በቃ ከፖሊስ፣ ከኮማንዶ እና ከመከላከያው ባሻገር ደህንነትን በመጠበቅ ደረጃ ትልቅ ሚና አላቸው እና እነሱ ክብር ሊገባቸው ይገባል።

ሐይማኖት ለምሳሌ ብዙ ሐይማኖት አሉ። ግን በድጋሚ አሁን ኦርቶዶክስን ወስጀ እንደራሴ እምነት ሳየው ከማደንቅባቸው መንገዶች አንዱ ምንድ ነው ገናን ስናይ ጥምቀትን ስናይ በቃ እንኳንም ተወለድኩ እስከምንልበት ድረስ በቃ ለልባችን ትልቅ እርካታን ይፈጥራል።

ቡና ቤቶች ማለት ዝም ብሎ ቡናቤት ሳይሆን በሰፈር የሚጠጣ ቡና ቤቶች የሚያስጠላኝ እኔ እንጠራው ነገር ምንድነው ሰዎች ስራ እንዳይሰሩ ያደርጋል። ዝም ብለው አንድ ጊዜ ቁጭ ብለው ውሏቸውን ያን አንድ ቡና ይዘው ሲጠጡ በመዋል ስራ ይፈታሉና እንደዛ አይነት ነገር መቅረት አለበት ብዬ እቃወማለሁ።

ከዜና ማሰራጫ ጣቢያዎች መካከል ለምሳሌ ለእኔ አንደኛ ብዬ ወይም ከማደንቃቸው መካከል አባይ ቲቪ ነው ። አባይ ቲቪ በቃ በጣም አሪፍ እና አዝናኝ ቀልዳቀልድ እና ቁምነገር አዘል ተግባሮችን በማምጣት ለህብረተሰቡ ተደራሽ በማድረጉ አባይ ቲቪ ለእኔ አንደኛየ ነው ።

ዜና አብዛኛውን ጊዜ ለሰው ልጆች አስፈላጊ መረጃዎችን ማሰራጫ ጣቢያ ሲሆን አብዛኛውን ጊዜ ደግሞ በሰዎች ላይ ጭንቀትና ፍርሃትን በሰዎች ላይ ይመዛል ይህ በሚነገርበት ጊዜ ማህበረሰቡ ይደነግጣልና ጠቃሚ ነው ብቻ ማለት አንችልም።

ከፀጉር አይነቶች በጣም አጥብቄ የምጠላው እና ለእኔ የማይመቸኝ ይሄ ላዛ ፀጉር አለ አይደለ ነጭም ይሁን ጥቁር ።በቃ ያስጠላኛል ማለት የሆነ ስንስተካከለውም የሆነ እኛ እንደፈለግነው አይነት ሼፕ ላይኖረው ይችላል። ስንታጠበውም ሙድ የለውም ።እና ላዛ ፀጉር አብዛኛው ለወንድ ልጅ አይመከርም ብዬ አስባለሁ።

ማስጌጥ ማለት ውበትን መጨመሪያ ሲሆን ለምሳሌ አንድ ኩታ ዝንብለን በባዶ ከምናሰራው እና የተለያዩ ጥለቶችን ተጠቅመን ጌጥ ስናደርግበት ውበቱን በጣም ነው ሚጨረው እና ለሰዎች እይታ በጣም ማራኪ እና ብዙ ጊዜ ተቀባይነትን እንዲያገኝ ይደረጋል እና ጌጣጌጥ በጣም በጣም አስፈላጊ ነው ።

"በግብርና ውስጥ ብዙ አይነት ምርቶች ሲመረቱ, ለምሳሌ፦ ገበሬን ሳናደንቅ ማለፍ የለብንም ምክንያቱም, ለምሳሌ፦ እንደ ኢትዮጵያ ያሉ ከሰማኒያ ፐርሰንት በላይ ገበሬ የሚኖርባት ሀገር ገበሬዎች እንደ ጀርባ አጥንትም በለይ ሆነው የሚያገለግሉዋት ኢትዮጵያ ገበሬዎች በመጠቀም ብዙ ምርቶች.."

መሰረተ ልማት ሁሉም አይነት መሰረተ ልማት ለሰው ልጆች አስፈላጊ ሲሆኑ ለምሳሌ መንገድን ብኖስድ በደንብ በፕላን የተሰራ በመሃንዲስ የተሰራ መንገድ በገጠርም በከተማም መኖሩ ህብረተሰቡ በሰላም እንዲኖር ያደርገዋል በዚህ አጋጣሚ ኢንጅነሮችም ማመስገን እፈልጋለሁ።

"ማህበረሰብና ቤተሰቦች በምንወስድበት ለምሳሌ በሞጆ አካባቢ የሚኖሩ ማህበረሰቦችን ስናይ የራሳቸው የሆነ አለባበስ፣ አመጋገብ እና የአኖኖር ዘይቤ ያአላቸው ሲሆን , እነዚህ ማህበረሰቦች ከሌሎች የኢትዮጵያ ክፍሎች የተለዩ የሆነ የአኖኖር ዘዴ አላቸው።"

ከታሪክና መልከአ ምድር መካከል ለምሳሌ በጣም የሚያስደንቀኝና ተፈጥሮን ከማደንቅባቸው መንገዶች አንዱ የራስ ዳሽን ተራራ ነው ። ከራስ ዳሸን ተራራ በኢትዮጵያ ብቻ የሚገኙ ፤ በአለም ላይ የለሉ ብዙ ብርቅዬ እንስሳቶችና እፅዋቶችን እናገኛለን እና በዚህ እነሱ በመኖራቸው ኩራት ሊገባን ይገባል ።

አንዳንድ ሰዎች ለምሳሌ አስጌጥን ብለው የራሳቸው ውበት አንድኛቸውን በመቀነስ እና በማሳጣት ከነበራችሁ ገጽታ እንዲጠፉ ይሆናሉና ለምሳሌ ቆዳቸውን በመብሳት ወይም በመንደል የተለያዩ ቦታዎች ላይ እያለን በማይበት ጊዜ እነዚህ ለተቀደዱት ለተሰፉት እኔ ይሰቀጥጠኛል።

ከቤት እንስሳቶች መካከል እኔ ለበሬ ወደር አለው ብዬ አላስብም ፤ ማለት በቃ እስከባተር ነው ያረሰው ምናምን እስከምንል ድረስ የሚያስደንቁ ስራዎችን የሚሰራልን ነው። በሁለት በሪዎች ብዙ መሬት ማረስ እንችላለን እና በጣም በጣም ይሄ ለበሬ ዋጋ ሲያንስ ነው።

ከግብርና ስራዎች መካከል እኔ ማድነቅ የምፈልገው የመስኖ ተጠቃሚዎችን በመጠቀም ሽንኩርቶችን የተለያዩ አዝመሮችን የሚያዝምሩ ገበሬዎችን አደንቃለሁ ምክንያቱም ከክረምት ባሻገር በመስኖ የሚያለሙት ብዙ ትርፍ ያስገኝላቸዋልና አሪፍ እንቅስቃሴ ነው።

ከስፖርት እና መዝናኛዎች መካከል በጣም ከሚያስጠሉኝ ከሚያስጠይፉኝ ውስጥ አንዱ የሆነው የውሃ ዋና ነው ። ያም የሆነበት ምክንያት የው ዋና ስለማልችል እና ውሃን ብዙ ጊዜ ስለምፈራ ነው ።

ከቤት እቃዎች መካከል ለምሳሌ፦ መቀስን መውሰድ እንችላለን መቀስ ዘርፈ- ብዙ ጠቀሜታ ከመኖሩ ባሻገር ግን በጣም የሚገርመኝ; መቀስን በመጠቀም ቀላል የማይባል ስራ ሰርተን ልብሶችን እንቆራርጥበታለን፥ የተለያዩ ድዛይኖችን እናወጣበታለን እና፤ መቀስ በጣም ሀሪፍ ነው።

ከጌጣጌጥ መካከል ለምሳሌ በጣም አሪፍ ነው ብዬ የማስበው ወለል ጋር ቤት ከተጨረሰ በኋላ ሴራሚክ ይሆናል እና ያ ሴራሚክ ደግሞ በቀላሉ እንዲጸዳና እንዲወለውል ሁኖ መሰረቱ ውበትን በደንብ ፤ በደንብ ፤ በደንብ የአንድን ቤት ገጽታ ይጨምራል ።

ከመፅሀፍት መካከል በቃ አንደኛ ብየ በልቤ የምስለዉ ነገር ቢኖር መፅሐፍ ቅዱስን ነዉ። ምክንያቱም እንደ እምነት ብዙ የቅዱሳን ገድላት እና የጌታችን ታሪክ በብዛት ይዘክራል። እና የሰዉ ልጅ መፅሐፍ ቅዱስ ከሚገባዉ እና ከሚያስበዉ በላይ አስፈላጊ ነዉ ብየ አምናለሁ።

ታሪክና መልካምድርን በምናይበት ጊዜ ለምሳሌ:- የጢያ ድንጋይ ሳይ የጢያ ድንጋዮች ከሌሎች ድንጋዮች በተለየ በቁመትም በስፋትም ረዝሞ መፈጠራቸዉ እንዴት ተፈጥሮ እንደዚህ አይነት ድንጋይ ልታስገኝ ቻለች? ምን አይነት አገር አበቀለዉ? እስከሚባል ድረስ አጃኢብ የሚያስብል ቅርስ እናያለን።

ማህበረሰብ እና ቤተሰብን በምናይበት ጊዜ ለምሳሌ ሬያ ቆቦን ማህበረሰብ ስንወስድ በቃ ደስ ይላሉ። የአለባበስ ስታይላቸዉ ከሌላዉ አማራ ክልል ሽርጥ ያገለድማሉ። የተለያዩ ጌጦችን በመጠቀም በዓል ይገልፃሉ። እና ከእነሱስ በተፈጠርሁ እስከማለት የምደርስበት ነዉ።